በርስታግ ኮሆኖ መጽሐፎች አንዱ ሲሆን ይሄ ደግሞ የመጽሐፉ የፊተኛው ገፅ መገለጫ ነው ለተቆለፈበት ቁልፍ

የተከፈተና እና የተዘጋ ማቀዝቀዣ ይታያል፤ በዉስጡም የተለያዩ ነገሮችን የቤት አስቤዛዎችን ለማቀዝቀዝ እንጠቀምበታለን ፤ በምስሉ ላይ እንደምናየዉም እንቁላል፣ ካሮት፣ የተለያዩ አትክልቶች ይታዩበታል ፤ ይህም ሳይበላሽ ለረጅም ጊዜ ንጽህናቸዉን ተብቀዉ እንዲቆዩ ያገለግላል።

የአማራ ክልል የመገናኛ ብዙሃን ቴሌቪዥን መስኮት ላይ የተነሳ ምስል ነው፡፡ ምስሉም የዜናውን አርእስት ያሳያል ወይም ደግሞ ዜና መጽሄት በሚባል ፕሮግራም ላይ የቀረበ ነገር ሲሆን በኢትዮጵያ ሜትሮሎጂስት ኢንስቲትዩት የምእራብ ሜትሮሎጂ አገልግሎት ማእከል የተሰራ ዜና ነው፡፡

የተፈጥሮ ማር እና የማር እንጀራ ፤ በኢትዮጵያ በብዙ ገበሬዎች በልምድ የሚመረት ሲሆን ከበራሪ ማር የሚሰራ ነው።

ኢትዮጵያ ውስጥ በብዛት የተለያዩ ትናንሽ ገበያዎች ልናገኘው የምችለው ደረቅ ብስኩት ሲሆን፤ ከፊኖ ዱቄትና ከወተት ነው የሚሰራው።

የአማራ ብዙሃን መገናኛ ድርጅት መገለጫ አርማ ይታያል ፤ ዋና መቀመጫዉ በባህር ዳር ከተማ ሲሆን ፤ የሬዲዮ እና የቴሌቪዥን ሥርጭት አገልግሎቶችን በተለያዩ የአማራ ክልል ከተሞች እያስተላለፈ ነው።

የፓፓያ ተክል የበሰለ ይታያል። የፓፓያ ተክል ለአንዱ ዛፍ ወይ ሴቱን ወይ ወንዱን ይዞ የሚወጣ ሲሆን ሴትዋ ፍሬዋን ለመስጠት የወንዱን የአበባ ብናኝ ትፈልግ ይሆናል። በኢትዮጵያ በብዙ ቦታዎች ላይ በብዛት ይገኛል።

አማራ ክልል ውስጥ ታዋቂ የሆኑ ሰውየ ናቸው። አውራምባ የሚባል ከተማ ወይም ደግሞ ትንሽ አነስተኛ የገጠር ከተማ አስተዳዳሪ ሰውዬ ናቸው። ሰውዬውም “የሴት እና የወንድ ስራ የለም”፣“ልዩነት የላቸውም”፣“ሁለቱም የሁለቱን ስራ መስራት ይችላሉ”የሚል መርሐቸው በጣም ታዋቂ ናቸው።

ኢትዮጵያዊ ጠይም ቆንጆ ሴት የኢትዮጵያ ሀገራዊ ነጭ ባህላዊ ልብስ ለብሳ ፤ አድስ አመት በአልን በማክበር ላይ ትገኛለች ምክንያቱም በእጁዋ የያዘችው አበባ በኢትዮጵያ በመስከረም ወር ወይም በአዲስ አመት ብቻ የሚበቅል አደይ አበባ ነው። የኢትዮጵያ ሰንደቅ አላማ ያለበት ጥበብ አድርጋለች።

ይሄ ደግሞ በላሊበላ የሚገኝ ትልቅ ሆቴል ሲሆን ኦልድ አቢሲኒያ ይባላል። በጣም የሚያምር እይታ አለው። በተራሮቹ በተለይ በፀሐይ መግቢያ እና መውጫ ሰዓት ላይ በጣም የሚያምር እይታ አለው። ቡና የያዘች ልጅ ትገኛለች የለበሰችው ልብስ የላስታ ወይም የአገው ባህላዊ ልብስ ነው። እና ቡና እየቀዳች ይገኛል ከጀበና ላይ።

በኢትዮጵያ ብዙ ክልሎች መኖራቸው የሚታዎቅ ሲሆን ይሄ ደግሞ አንዱና ለ አዲስ አበባ ቅርብ የሆነው የኦሮሚያ ብሄራዊ ክልላዊ መንግስት ባንዲራ ሲሆን በባንዲራው ላይም ታዋቂ የሆነ ወይም በሃይማኖት ዘርፍ የሚከተሉት ዛፍ አለበት።

አገዉ ወይም አዊ የሚባል ብሔረብ የአለባበስ እና የሚጠቀሙት እቃዎችን የያዘች እናት ትታየኛለች። ፀጉራቸዉን ልብሳቸዉን እና አንገታቸዉ ላይ የሚያደርጉ ጌጣጌጦች እና አጨፋፈራቸዉ ልዩ ያደርጋቸዋል።

በኢትዮጵያ ሰሜናዊ ክፍል የሚገኙ የአጼ ፋሲል ቤተ መንግስት ወይም የፋሲል ግምብ ይታያል ምስሉ ላይ። ቆየት ያሉ ቅርጾች ውስጥ በመንግስት ጥበቃ ስር የሚገኝ ቅርስ ነው።

ትንሽዬ ልጅ በባህላዊ መንገድ በእንጨት ምጣድ ላይ እንጀራ ስትጋግር ይታያል። እናቷ ትሁን አያቷ ባላውቅም ጋይድ የምታደርጋት ትልቅ ሴትዮ ከእርቀት ሆና እያየቻት ይገኛል ። እሳቱም ላይ እሳት እየጨመረች እንጀራ እየጋገረች በቅል እየቀባች ምስሉ ላይ ይታያል።

በኢትዮጵያዊያን ዘንድ ብወጥንትም ሆነ በአሁኑ ጊዜ በባህላዊ ልብሶች ላይ የሚታሰቡ ማለት ነው። በክር የሚሰፉ ጥልፎች ናቸው ።ይህ ጥልፍ የሚሰራው በማሽንም ሊሆን ይችላል ግን በብዛት ሀገራችን በእጅ የሚሰራ ሲሆን በጣም ልዩ ውበት አለው።

በኢትዮጵያ ወጣቶች ላይ በጉርምስና ሰዓታቸው ላይ በጣም የሚያዛሩት ጫማ ሲሆን በትልቅ ሰዎች ደግሞ በግንባታ ወቅት ወይም ደግሞ በጣም ጥንቃቄ በሚያስፈልግበት ወቅት ሊለብሱት የሚችሉት ጫማ ነው። በቅጽል ስሙ ቲምበር ላንድ ይባላል።

ቆንጆ የመኝታ ቤት፥ የእንጨት ስራ በምስሉ ላይ ይታያል። ልብስ ማስቀመጫ ለጫማ የተለያዩ መሳቢያዎች ያሉት፤ የተለያዩ ዶክመንት ማስቀመጫዎች እንዲሁም ትልልቅ ላሉ ዕቃዎች ወይም ለሻንጣ ለሻንጣ ማስቀመጫ እላዩ ላይ ብዙ እቃዎችን የያዘ ቁምሳጥን ነው።

የዓይን ምርመራ የሚደረገለት ሴትዮ ትታይያለች መሰረታዊ አገልግሎት ያለው አይመስልም በዳስ ውስጥ ወይም ደግሞ ለጊዜው በተወጠረ ክንዳ ውስጥ የሚሰጥ አገልግሎት ነው።

ኢትዮጵያን ለረጅም ጊዜ ሲያገለግል የነበረው የመገናኛ አገልግሎት ድርጅት ነው። በመንግስት ሀላፊነት ስር ይገኛል። አሁን ሳፋሪኮም ቢኖርም ለብዙ አመታት አገልግሏል። እና ቴሌብር የሚባል አላቸው አሁን ግን።

ይህ የክርስትና እምነት ሊገለጽባቸው የሚችላባቸው አንዱ የሆነው መስቀል ነው። መስቀል በክርስትና እምነት የሃይማኖት መገለጫ ሁኖ ያገለግላል። እንዲሁም ደግሞ ምስሉ ላይ የተለያዩ አክሊሎችን የሚያሳይ ነው።

የውጭ ጉዳይ ሚኒስተር አርማን የያዘ አርማ ፎቶ ነው። ይሄም አርማ የኢትዮጵያን ሰንደቅ አላማ እንዲሁም የህገመንግስቱን አርማ አጣምሮ ይዟል። የሚገኘውም ቀለማት ሰማያዊ ሁኖ የተለያዩ ትርጉማቶች አሉት።

ይሄ ሽንኩርት ይባላል ።በኢትዮጵያ የአኗኗር እና የአመጋገብ ስርዓት ውስጥ ሁልጊዜም በየትኛውም ቦታ የሚገኝ የአትክልት ዓይነት ነው ።ይሄ አትክልት ሁልጊዜም በምግባችን ውስጥ ይገኛል።

የባህርዳር ከተማ ባለው የአባይ ወንዝ ከከተማውና አባይ ማዶ ወይም አዲስ አለም የሚባለው ልዩ ቦታ ወይም ደግሞ ከጎደርና ከአዲስ አበባ የሚመጣን መንገድ የሚያገናኝ የአባይ ድልድይ ነው።

በጣም የሚያምርና ጤንነቱ የተጠበቀ ረጅምና ቆንጆ በጣም የሚያምርና ለአይን የሚስብ የፀጉር አይነት ነው። በተለምዶ የአፍሪካውያን ፀጉሩ ወይም የጥቁር ፀጉር አይነት ይመስላል።

ፊትን ለማስዋብ ወይም ለማርጠብ እርጥበት ይዞ እንዲቆይ ወይም ደግሞ የተለያዩ የደረቁ ቆዳዎች እንዲወገዱ ፊታችንን በተለያዩ ነገሮች እናክማለን። አንዱ ባህላዊ መንገድ ሲሆን ሌላኛው ደግሞ በኢትዮጵያ የሚደረግ የቀሲል ቅጠል ህክምና ነው።

በሀገራችን በገጠሩ ክፍል የሴት ልጅ ውበት ተደርጎ የሚታሰበው የንቅሳት ወይም ውቅራት ባህል ሲሆን ሚታየው ልጅቷ ግንባሯ ላይ ተሰርታ የምናየው ሲሆን በኢትዮጵያ የሴት ልጅ ቁንጅና ተደርጎ ይወሰዳል ።

ኢትዮጵያ ውስጥ የሚመረቱ የሻይ ቅጠል አይነቶች ናቸው። ይህኛው ውሽውሽ ሻይ ይህኛው የጦስኝ ሻይ ጦስኝ ከሚባል ቅጠል የሚሰራ ሲሆን እራሱን የቻለ ምንም አይነት ነገር ሳይጨመርበት የሚስራ ሲሆን ይህ የሻይ ቅጠል ወይም ውሽውሽ የሚባለው ግን ቀይ ቀለም ሲኖረው ጦስኝ ደግሞ አረንጓዴ ቀለም አለው።

የሚያምር የኢትዮጵያ ጸጉር ነው። ልዩ የምትታየን ህጻን ነች። የጸጉር አይነቱም ሳብሳብ ይባላል። በካክስ በነፋስ ከደረቀ በኋላ ጸጉሯ በካውያ ትንሽ የተጠቀለለውን ፓርት መሳብ ነው ትንሽ ጫፉ ላይ ከርብ ይቀረዋል እና በጣም በሚያምር ሁኔታ ብዙ ጸጉር ያላት ህጻን ልጅ ናት የምትታየኝ።

በባህርዳር ከተማ ወደ ቤዛዊት መስመር የሚደረግ የሳይክልና የእግር ጉዞ በወር አንድ ጊዜ ወይም በሁለት ወር አንድ ጊዜ የሚዘጋጅ የሚችል በባህርዳር ውጣቶች አስተባባሪነት የሚዘጋጅ የአካል ብቃት እንቅስቃሴ ዝግጅት

የኢትዮጵያ አየር መንገድ ባለቤትነት የተያዙ አውሮፕላን ይታያል። ቦታውም ባህር ዳር አየር ማረፊያ ይመስላል።

የከብት ስጋ ሲሆን ጎረድ ጎረድ የሚባል የምግብ ዓይነት ነው። ምግቡም በርበሬ ታሽቶ በቅበ ታሽቶ የእንጀራ የሚበላ ብዙ ሳት ያልነካው የምግብ አይነት ነው።

በኢትዮጵያ አየር መንገድ ቅጥር ግቢ ውስጥ የተነሳ ፎቶ ነው። አይሮፕላን ከመሀል ሲያርፍ ወይም ደግሞ ሲነሳ ምልክት የሚሰጥ አንጸባራቂ የለበሰ ሰው ወይም የመካኒካል አገልግሎት የሚሰጥ ሰውዬ ነው።

የቡና ፍሬ የያዘ የቡና ዛፍ ዘር በምስሉ ላይ ይታያል ። ቡናውም በስሏል ለመቆረጥና ለመለቀም ዝግጁ ሆኗል፤ ምክንያቱም ከአረንጓዴ ወደ ቀይ ተሸጋግሯል

ኢትዮጵያ በቡና ምርቷ እና በቡና መገኛነቷ በጣም ታዋቂ ነች። ይሄ በምስሉ ላይ የምንመለከተው የቡና አቀራረብ የኢትዮጵያ ባህላዊ አቀራረብ ሲሆን አብሮት የቀረበውም የቡና ቁርስ ወይም ፈዲሻ በመባል ይታወቃል።

በኢትዮጵያ በጣም ታዋቂ የሆነው የሞሀ የለስላሳ መጠጥ ፋብሪካ ከሚያመርታቸው የ ለስላሳ መጠጦች ታዋቂ የሆነው ከኮካ እና ከሚሪንዳ ቀጥሎ ስፕራይት የለስላሳ መጠጥ ምስሉ ላይ ይታያል ።

ከእንጨት የተሰራ ባለ ሶስት ተከፋች ከግድግዳ ጋር የሚገጠም የጫማ እና የልብስ ማስቀመጫ ያለው ቁምሳጥን በቡኒ ከለር የተሰራ የልብስ ማስቀመጫ ሳጥን።

ምስሉ ላይ በቀላሉ ቡለክትን ለማምረትና ለማንቀሳቀስ የሚያስችል መሳሪያ ይታያል የአካባቢውን ግንባታ ያለበትና የብሉክት ማምረቻ ቦታ ይመስላል።

ከጣና ሀይቅ ላይ የተወሰደ ምስል ነው። በጣና አካባቢ የሚገኙ አሳዎችን ወይም ከአማራ ክልል የአሳ እርባታ ድርጀት የሚወጣ ተረፈ ምርትን የሚበሉ የአዕዋፍት ዝርያዎች አሳዎችን ሲመገቡ ይታያል።

በባህር ዳር በየመንገዱ የሚታየው የዛፍ አይነት ወይም ዘንባባ ተብሎ የሚጠራ የዛፍ አይነት ፍሬ ነው በምስሉ ላይ የሚታየው።

ኢትዮጵያ ውስጥ የባህላዊ ሊሆን ይችላል የዘመናዊ ህክምና የእጅ ስብራት ወይም ውልቃት ትሪት ተደርጎ ታክሞ እንዳይንቀሳቀስ አንገት ጋር ታስሮ የሚቆይበት መንገድ ነው ።

ከዚህ ላይ ደግሞ የተለያዩ የወንዶች የአልባሳት እና መገልገያዎች መሸጫ ገቢያ ይመስላል። ብዙ አይነት ቲሸርቶች፤ ብዙ አይነት ሹራቦች እና ብዙ አይነት ሸሚዞች ይታያሉ ምስሉ ላይ።

አራት ኢትዮጵያዊያን ይታያሉ። እነዚህም አትሌት ናቸው። ሶስቱ እስካሁን በኢትዮጵያ ዜግነት ሲገኙ አራተኛዋ ግን ሲፈን ምትባል ስትሆን ለሌላ ሀገር ነው ምትሮጠው። በጣም ፈታኝና ፉክክር ያለበት የሩጫ ውድድር ነበር።

ማህበረሰብ የጋራ ችግሮችን ለመፍታት አባላቱን ያስተባብራል፤ ቤተሰብ ደግሞ በችግር ጊዜ የድጋፍ ምንጭ ይሆናል።

ትንሽ ቦታው አስቸጋሪ ነው ፤ ፀሀይ እየወጣች ወይም ፀሀይ እየገባች መሆኑን ለመለየት ግን ከሰማዩ ጋር የሚያምር እይታ ያለው የፀሀይ ፎቶ ምስሉ ላይ ይታያል።

ማህበረሰብ የጋራ እሴቶችና ግቦች ያላቸው የሰዎች ስብስብ ሲሆን ቤተሰብ ደግሞ የቅርብ ዝምድና ያላቸውና አብረው የሚኖሩ ሰዎች ናቸው።

በአይነት የምግብ ማዕዶች ቀርበዋል ምስሉ ላይ። አንደኛው ድንች በስጋ በአልጫ ወይም ደግሞ በእርድ የቸሰራ ይታያል። ሁለተኛውጎመንና ቃርያ የተጠበሰ የሚመስል ነገር ይታያል። ሶስተኛው ደሞ አልጫ ክክ ምስር ይታያል።

በሀገራችን በጣም ታዋቂ እና አንጋፋ ከሚባሉ ሙዚቀኞች ከነጥላሁን እኩል ስማቸው የሚጠራው ዘፋኝ መሀሙድ አህመድ ናቸው። ለሀገራቸው ኢትዮጵያ ባቀነቀኗቸው ታዋቂ ዘፋኞች የሀገር በፍቅራቸውን የገለጹ ትልቅ አርቲስት ናቸው።

ወይም በሌላ ስሙ ቆንዳላ ወይም ደግሞ አጼ ቴዎድሮስ ይባላል የተለያዩ የሀገራችን ክፍሎች ይሰራል። በብዛት ግን የሚዘወተረው በአማራ ክልል ነው በዛም ልዩ ስማቸው ጎንደር ባህርዳር እንድሁም ጎጃም ወሎ በሚባለው ቦታ በብዛት ይታያል።

በምስሉ ላይ ገበሬ አባት ይታያሉ። በማሳቸው ላይ የፓፓያ ፍሎች በመትከል ላይ እና ዉሃ በማጠጣት ላይ የሚገኙ ይመስላሉ። ፊታቸው ላይ ፈገግታ ይታያል።

በምስሉ ላይ የተለያዩ የዛፍ ፍሬዎች ይታያሉ። ካስተር የሚባለው የተክል ፍሬ ሲሆን ለተለያየ አገልግሎት ይውላል። በጣም ቅባታማ ስለሆነ በኢትዮጵያ እናቶች ዘንድ ምጣድን ለማሟሻ ወይም ደግሞ እንደማለስለሻ ይጠቀሙበታል። ከዛም አልፎ ለብዙ ነገር መድኃኒት ነው።

በኢትዮጵያ የወጌሻ አገልግሎት እየተሰጠ ይገኛል ። በብዙ የሰፈሩ ፣ በየቦታው፣ በየሀገሩ የተለያዩ የአጥንት እውቀት ያላቸው ሰዎች በባህላዊ መንገድ የወጊሻ አገልግሎት ይሰጣሉ ። የሚታየው ወንድማችንም የወጌሻ አገልግሎት እያገኘ ይገኛል ።

ኢትዮጵያ ውስጥ ለምግብነት በጣም በጣም በብዙ ህብረተሰብ ዘንድ ተጠቃሚነት ያለው የቃሪያ ምርት ነው ። በኢትዮጵያን ባህል በርበሬ የሚባለውን የእህል መቀመሚያ ወይም ደግሞ ምግብ መስሪያ ግብአት ለመስራት የምንጠቀምበት አንዱና ዋነኛው ግብአታችን ነው ።

በብዛት በባህር ዳር እና በሀዋሳ የሚገኝ የአሳ ስልስ ወጥ ነው ።ከአሳ የሚሰራ ሲሆን በሚጥሚጣና በእንጀራ ይበላል።

ይህ ደግሞ የቀለበት መንገድ ነው። ከተለያዩ አቅጣጫ የሚመጡትን አደባባዩን ቀጥታ መሻገር ሳይጠበቅባው በቀላሉ የትራፊክ እንትኑን ቀለል ማድረግ እንድችሉ ታስቦ የተሰራ የቀለበት መንገድ ነው።

ታዋቂ ከሆኑ የዱር እንስሳዎች ውስጥ ግዙፉ ፣ አስፈሪው እንዲሁም የጫካ ንጉስ በመባል የሚታወቀው የወንድ አንበሳ ምስል ይታያል ። በጣም ንዴት ወይም ደግሞ ያደፈጠ አይነት ወይም ደግሞ ታዳኙን ያየ አይነት የአንበሳ ምስል

በምስሉ ላይ ሁለት መንታ እህቶች ይታያሉ። አይናቸው ላይ ችግር እንዳለ ያስታውቃል። ቆንጆ ተመሳሳይ የኢትዮጵያ የሀገር ልብስ ለብሰዋል።

ኢትዮጵያ በትግል ጊዜ ዘመናዊ መንቀሳቀሻ ስላልነበራት የምትጠቀመው የቤት እንስሳ ናቸው። ፈረሶች ናቸው። ለትግል ጊዜ ይጠቀሟቸው ነበር ።

ይሄም የኢትዮጵያ ቀሚስ ሲሆን በሸማ ነዉ የሚሰራዉ ላዩ ላይ ጥልፍ አለዉ። ጥልፉ በእጅም በማሽንም ይሰራል። የተለያዩ የአገራችን ክፍሎች ዉስጥ በብዛት በጎጃም፣ በጎይደር እና በሰሜናዊ ክፍል የሚዘወተር ነዉ።

ምስሉ ላይ የምናየው ሃውልት ነው ። ይሄ በኢትዮጵያ ዘመናዊ አሰራር ሳይመጣ ድሮ እህላቸውን ፈጭተው የሚጠቀሙበት ዘዴ ሲሆን የድንጋይ ወፍጮ የአጠቃቀም ልምዳችንን የሚያሳይ ምስል ነው ።